ዶሮ ወጥ በኢትዮጵያ ከሚወደዱ እንዲያው እንዲያው በጣም ከሚወደዱ የምግብ አይነቶች መካከል የሚጠቀስ ሲሆን ይህ በጣም የሚወደድ የምግብ አይነት ነው ። በጣም ጣፋጭ እና በልዩ ሁኔታ የሚሰራ ሲሆን ዶሮ ስንት ብልት አለው?

ናይክ በዓለም ላይ ከሚታወቁ የጫም አምራች ኩባንያዎች መካከል የሚጠቀስ ሲሆን ፤ ይህም ፈርቀዳጅ እና አንጋፋ ከሚባሉ የጫማ አምራች ኩባንያዎች መካከል ይጠቀሳል። ብዙ ትግሎችን አልፎ እዚህ ላይ የደረሰ ሲሆን ማን ነው ያቋቋመው።

ፅድ በሀገራችን በአብዛኛው ቦታ የሚገኝ ለ ፈርኒቸርና ለተለያዩ ነገሮች ማምረቻ እንጠቀምበት እና በአብዛኛውም ቦታ ለቤትም መስሪያ እንጠቀምበታለን።

ቀይስር የአትክልት አይነት ሲሆን ይህም የተለያየ የጤና ጥቅም ያለው የምግብ አይነት ነው ይህ ቀይስር በአገራችን እንዲለመደ የተለመደ የምግብ አይነት ነው የት አካባቢ ይበቅላል? እና ምን አይነት ጥቅሞች ተጨማሪ?

የለውዝ ቅቤ የሱፐር ማርኬት ምርት ሲሆን በዛ ውስጥ የሚጠቃለል ሲሆን ምን ምን በውስጡ ይይዛል እና የተለያዩ

የአገዉ ማህበረሰብ የራሱ የሆነ እና ጥበብ ባህል ያለዉ ማህበረሰብ ሲሆን የተለያየ አይነት አለባበስ አመጋገብ እንዲሁም የአነጋገር ዘይቤ እንዲሁም የተለያዩ ሰዎችን የማስታረቅ ሂደትም ያለበት ነዉ። ከአገዉ ማህበረሰብ ምኑን ትወዱለታላችሁ?

ቴሌግራም በአሁኑ ሰአት ከሚታወቁ የማህበራዊ ሚዲያዎች መካከል የሚጠቀስ ሲሆን ይህም ሰዎች የተለያዩ አይነት ግንኙነት የሚያደርጉበት መገናኛ የማህበራዊ ሚዲያ ነው። ይህም በተለያየ ሀገራት ላይ እየተጠቀሙ ነው። ይህ የተመሠረተው መቼ ነው?

አደዋ ለጥቁር ህዝቦች ነፃነት ትልቅ አስተዋፅዖ ያበረከተ ታላቅ የሆነ የኢትዮጵያዉያን እንዲሁም የጥቁር አፍሪካዉያን የነፃነት ድል ተደርጎ ይታወሳል። በማን ነዉ ይህ የተፈፀመዉ?

ባጃጅ በአለም ላይ ከሚታወቁ እንዲሁም በሀገራችን ከሚታወቁ የመጓጓዣ አይነቶች መካከል የሚጠቀስ ሲሆን ይህም ትንሽ ባለ ሶስት እግር ተሽከርካሪ ናት። እና በምን ዘመን ነበር ወደ ኢትዮጵያ የገባው?